ይህ በምስሉ ላይ የምትመለከቱት ጨብጨብሳ እየተባለ የሚጠራ ባህላዊ ምግብ ሲሆን የት አካባቢ ላይ ሚዘወተር ይመስላችኋል?

በምስሉ ላይ የምትመለከቱ ግ አስከባሪዎች ወደ እምነት ስርዓት የሚመጡ ሰዎችን እየፈተሽ ነው።

ይህ በምስሉ ላይ የምትመለከቱት በጎንደር ከተማ የሚገኝ ጥንታዊ ቤተክርስቲያን ነው።

ይህ በምስሉ ላይ የምትመለከቱት ትልቅ የውሃ ወንዝ ሲሆን የት አካባቢ ላይ የሚገኝ ይመስላቸዋል?

ይህ በምስሉ ላይ የምትመለከቱት በባህላዊ መንገድ እህል እየወቁ ያሉ ሁለት ሰዎችን ያሳያል። እየወቁ ያሉት እህል ምን ይመስላችኋል?